እጅግ በፈገግታና በስስት ልጇን የምትመለከት አንዲት ባላገር እናት በምስሉ ላይ ተመልክታለች። እናቲቱ ጸጉሯን የተቆረጠች ፣ አንገቷ ላይ መስቀል ያሰረች ስትሆን በአንድ እጇ ልጇን ይዛ እንቅስቃሴዋን በሚያስተውል መልኩ ልጇን ትመለከታለች።

እጅግ ረጅም የሆነውን የአምባሰል ተራራ ብዙ ሰዎች ሲወጡና ሲወርዱ በስዕሉ ላይ እንመለከታለን ። እጅግ በርካታ ሰዎች ናቸው። አብዛኛዎቹ ሰዎች በጀርባቸው የተለያዩ ቁሳቁሶችን ያዘሉ ናቸው። የተራራ ረጅምነት እነሱም የያዙትን እቃ ስንመለከት ምን ያክል ውጥረትና ድካም ውስጥ እንደሆኑ መገመት አይከብድም።

በጣና ባህር ላይ የተለመደችው የእንጨት ታኳ የሚገቀዝፍ አንድ ሰው በምስሉ ላይ ይመለከታል። የሚቀዝፈው ሰውዬ የያዘውን ወይም ያጠመደውን አሳ በአንድ እጁ ይዞ በፈገግታ ይመለከታል። በማጥመዱ ወይም ስለተሳካለት በፊቱ በራሱ የሚታየው መተማመን እና ደስታ ይንፀባረቃል።

በኢትዮጵያ ውስጥ እጅግ እጅግ ታዋቂ ከሆኑት ከቀደምት መሪዎች መካከል አንዱ የሆኑት አፄ ኃይለሥላሴ በስዕሉ ላይ ተመልክተዋል። አፄ ኃይለሥላሴ በግርማ ሞገሳቸው ፣በጀግንነታቸው እና ቁጡ በሆነ ንግግራቸው ቢታወቁም በዚህ ምስል ላይ ግን እንባቸው አቅርሮ የሀዘኔታ ፊትታይቶባቸው ይመለከታሉ።

በሥዕሉ ላይ እጅግ ትንንሽ የሆኑ የህጻን ልጅ ጫማዎች ተመልክተዋል። ጫማዎቹ ደማቅ የሆነ የሚያበራ ሮዝ ቀለም ያላቸው ሲሆን፤ ቀለማቸው ንፅህና እና ልስላሴን ያሳያል። የጫማዎቹ ትንሽ መሆኑን የሕይወትን ጅማሮ መጀመሩን የሚያሳይ ሲሆን ። ከጫማው ፊት ለፊት ያሉት አሻንጉሊቶች ደግሞ ህፃናቶችን እንድናስብ የሚያደርጉ ናቸው።

ለሰው ሁሉ ከሚሰጡት ፍቅር የተነሳ ስማቸው ተቀይሮ አባ መፍቀሬ የተሰኙት አባት በምስሉ ላይ ተመልክተዋል። በእጃቸው ድምጽ ማጉያ ይዘው ካባ ደርበው ለህዝብ ንግግር እያደረጉ ይመስላል ያሉ ይመስላሉ። ከፊታቸው ላይ ያ የተለመደው ርኅራኄያቸው እና ደግነታቸው ይነበባል።

አንድ ረዥም የተንጣለለ ሜዳ ከሜዳዎቹ ባሻገር ደግሞ ረጃጅም ጫፎች ያላቸው ተራራዎች ተመልክተዋል። ተራራዎቹ በጉም የተከበቡ ሲሆን፤ ሜዳው ደግሞ በከፊል አፈር በከፊል ደግሞ በአረንጓዴ ትክክል የተሞላ ነው። ፀጥ እርጭ ያለ የሚመስል የሰውም ሆነ የእንስሳት እንቅስቃሴ የሌለበት ብቸኝነት ስሜትን የሚቀሰቅስ ሜዳ ይመስላል።

በእድሜ ትንንሽ የሆኑ የተዛዛሉ ሁለት ህጻናትን በምስሉ እንመለከታለን። ወንድና ሴት ናቸው። የመልካቸው መቀራረብ ያሉበት ቅርበት ፈገግታቸው ይሄ ሁሉ በመካከላቸው የሆነ ልዩ ዝምድና እንዳለ የሚያመለክት ነው።

ከአማራ ክልል ዜና የተወሰደ ምስል ተመልክቷል። በምስሉ ላይ በርካታ ተማሪዎች ተመሳሳይ አለባበስ ለብሰው ወደ አንድ ነገር በአትኩሮት ሲመለከቱ እናያለን። የሆነ ነገር ሐሳባቸውን ሰቆጣታል። ዜና አንባቢውም ተማሪዎች የተሻለ ውጤት ሊያመጡ እንዴት እንደሚችሉ የሚያሳዩ ነገሮችን እየተናገረ እንደሆነ ከዝርዝሩ እንረዳለን።

አንድ የኮምፐመዩተር ፕሪንተር ፈቶ እየሰራ ያለ ሰዉ እጅ በምስሉ ላይ እንመለከታለን። ሰዉየዉ ሙሉ ለሙሉ በሚባል ደረጃ መሳሪያዉን የፈታታዉ ሲሆን፤ በቢጫ መሳሪያ ተጠቅሞ ደግሞ ቡሎኖችን እንደገና ሊገጥም ሲሞክር እንመለከታለን። ከዚህ ሰዉ እጅ መማር ጥበብን እና በራስ መተማመን እንመለከታለን።

አረንጓዴ ቅንጫፍ ካላት አንድ ዛፍ ላይ የበቀሉ ቀያይ አበባዎችን እንመለከታለን። አበባዎቹ ቀይ ሲሆኑ ከዉስጣቸዉ ደግሞ ሌሎች ትንንሽዬ ነጫጭ አበባዎችን አፍርተዋል። ቀይ አበባዎች እንደመሆናቸዉ ስንመለከት የፍቅር ስሜት ቢኖራቸዉም ነጫጮች ደግሞ ተስፋ የሚዘሩ አይነት ናቸዉ።

አንድ ዥንጉርጉር ቀለም ያላት የሜዳ አህያ በምስሉ ላይ ትመለከታለች። እጅግ ለስላሳ ቆዳ ያላት ስትመስል፤ በነጭ መደብ ላይጥቁር መስመሮች ተሰምረውባታል። የሆነ ነገር ያስደነገጣትና የደነበረች ትመስላለች ።

ሶስት የተለያየ ቀለም ያላቸው ክብ ነገሮች ተጣምረው በሰው ላይ ይመለከታሉ። አንደኛው ቀይ፣ አንደኛው ሰማያዊ፣ አንደኛው ደግሞ ብጫ ነው። ስዕሉን እነዚሁ ስናይ እርስ በርስ የተጣመሩበት ሁሉም የሚጋሩት አንድ ቦታ እናገኛለን። ሁለቱም የሚጋሩት ሌላ ቦታ እናገኛለን። ስዕሉ የአንድነትና እርስ በርስ የመጋራት ስሜት ይፈጥራል።

አንድ ቀይ አንድ ቡራቡሬ በሬ ጠምዶ እያረሰ ያለ ገበሬ በስዕሉ ላይ ይታያል። ገበሬዉ በሬዎቹን እየገረፈ ወደ ፊት እንዲሄዱ ከማድረጉ በላይ እሱ ከኋላ ማረሻዉን ይዞ እየተከተላቸዉ ይታያል። በገበርዉ ፊት ላይ ስራ እና ላይ የጥንካሬ ስሜት ይታያል።

በርካታ የሆኑ ዋልያዎች ሳር እና ድንጋይ በሞላበት አካባቢ ምግባቸዉን ለመፈለግ ተሰማርተው እናያቸዋለን ::በብዛት መንቀሳቀሳቸው አንዳይነትም እንስሳት መሆናቸው ቤተሰባዊነት እና እርስበእርስ ለመጠባበቅ የሚያደርጉትን ነገር የሚያመለክት ነው ::

በምስሉ ላይ የባህርዳር ከተማን ከላይ እንመለከታታለን። ከተማዋ እጅግ ብዙ በሆኑ አረንጓዴ ለምለም ዘንባባዎች እና ጥቂት በሆኑ እግረኞች የተሞላች ናት። የአየሩንም ሁኔታ ስናየዉ ቀዝቀዝ ያለ ስለሆነ እጅግ ሰላም እና ፀጥታ ይስተዋላል።

እጅግ ልብን የሚያባቡና የሚያሳሱ በርካታ ሕፃናት በሰዕሉ ላይ ተመልክተዋል ።ህፃናቶች እጅግ ያደደፉ ልብስ የለበሱ ሲሆኑ ፤ አንዱ አንዱን አዝሎ እና አቅፎ ተቀምጠው እንመለከታቸው። ጥቂቶቹ በአንገታቸው ላይ ከዶቃ የተሠሩ ጌጦችን ያደረጉ ሲሆኑ አብዛኞቹ ደግሞ ፀጉራቸው ቁንጆ የተቋረጡ ናቸው።

አንድ አረንጓዴ ሳር በለበሰ ሜዳ ላይ የተቀመጠን ዝንጀሮ እንመለከታለን ፤ ዝንጆሮ ወደ አንድ አቅጣጫ ዙሮ እየተመለከተ ያለ ሲሆን ፣ በፊቱ ላይ ትልቅ የቁጣ እና የመናደድ ስሜት ይታይበታል።

አንድ በጦር ውርወራ ላይ እየተሳተፈች ያለች አትሌት በምስሉ ላይ ተመልክታለች። አትሌቷ ጦሩን በመወርወር ከተገደሉበት በአየር ላይ ተንሳፋ በምስሉ ላይ ትመለከታለች.።በዚህ ጊዜ ሰውነቷ ያለበትን ውጥረት እና የመጨረሻ ጉልበቷንን ለመጠቀም የምታደርገውን ጥረት ከምስሉ ላይ መረዳት ይቻላል።

አንድ ጥበበኛ የሆነች ሴት በስእያሉ ላይ ትታያለች ፥ ይች ሴት ከስሚንቶ ያዘጋጀችዉን ምጣድ በመገጣጠም ላይ ትገኛለች ፤ ምን ያክል ጥበበኛ እንደሆነች መረዳት እንቺላለን።

አንድ ታዋቂ የሆነ አርቲስት ምስል የመልክል። በምስሉ ላይ እናትና አባት ሁለት ሴት ልጆችና አንድ የልጅ ልጅ ይመለከታል። ሁሉም ነጫጭና ቢጫ በሆኑ አልባሳት የደመቁ ሲሆን ፈገግታቸውም የሚጣራ ነው። ቤተሰባዊነት፣ ፍቅርና መተሳሰብ በዚህ ፎቶ ላይ ይመለከታል።

በምስሉ ላይ በአንድ የቴኳንዶ ውድድር ላይ ያለ ወጣት ይታያል። ይህ ወጣት በ አንድ እግሩ ብቻ የሚጠቀም ፣ በሌላኛው እግሩ የአካል ጉዳተኛ የሆነና ብረት የተደገፈ ነው። ወጣቱ ካደረገው ጥቁር ቀበቶ በመረዳት በእስፖርቱ ያለበትን ደረጃ መገመት ይቻላል። ከፊቱ ላይም ጠንካራነትና ተስፋ ያለመቁረጥ ስሜት ይታያል።

በርከት ያሉ ሴቶች ክብ ሠርተው ተቀምጠው እንመለከታለን። ከሴቶቹ መሀል ቡና የምታፈላ ሴት ስትገኝ የእጣን ጭስ አብዛኛዎቹ ሴቶች ላይ ያርፋል። አብዛኞቹ ሴቶች ነጭ ነጠላ ያደጉ ሲሆኑ ሁሉም በሚባል ደረጃ እጃቸውን ዘርግተው በፈገግታ እና በተመስጦ ምርቃት እየተቀበሉ ያሉ ይመስላል።

ዝም ያለች አንድ ኮስታራ ሴት በምስሉ ላይ ትታያለች። በአንገቷና በጸጉሯ ላይም ከወርቅ የተሰራ ጌጥ ይታያል። ነጭ ልብስ ለብሳለች። ከፊቷና ከአለባብሷ እርጋታ ይነበብባታል።

ነጋሪት ጋዜጣ በምስሉ ላይ ተመልክቱዋል። ነጋሪት ጋዜጣ እጅግ ቆየት ያለ መሆኑ ማየት ይቻላል፣ የወረቀቶቹ ቀለም፣ የፊደሎቹ አጣጣል ቆየት ያለ መሆኑን ያሳያሉ ፤ ጋዜጣውን ተመልክተን ወደኋላ አለመሄድ አይቻልም።

የመጀመሪያ ጊዜ ለአፍሪካውያን ወርቅ ያመጣው አትሌት አበበ ቢቂላ በምስሉ ላይ ይመለከታል። በዚህኛው ውድድር በርከት ያለ ሰው በስቴድየም ውስጥ የሚስተዋል ሲሆን፤ እሱም በአሸናፊነት ክሩን ለመበጠስ ጫፍ ደርሶ እንመለከታለን። በፊቱ ላይም ስለ ተሳካለት እጁን ወደ ላይ ዘርግቶ በትልቅ ጀግንነትና ደስተኝነት ስሜት ይመለከታል።

በአንድ የንግድ ትርዒት ላይ የተሰበሰቡ በርከት ያሉ ሰዎችን እንመለከታለን አብዛኞቹ ሰዎች ነጫጭ ሸማ የለበሱ ሲሆኑ ወደ ተዘረጉት ልብሶች ተጠግተው ይመለከታሉ በእጃቸው ብድግ በማለትም በፈገግታ እየተመለከቱ በአድናቆት እየታዘቡ ያሉ ይመስላሉ ።

እንጀራቸውን በሳህን ይዘው ወጥ ለማሰጣት የተሰለፉ ወጣቶችን እንመለከታለን። እንደዚሁ አይተናቸው። ምናልባትም የዩኒቨርሲቲ ተማሪዎች ሊሆኑ እንደሚችሉ መገመት ይቻላል።

የበርካታ መብራቶች የያዘ አንድ ምግብ ቤት በስሉላይ ላይ ተመልክቷል በውስጥም ሆነ በዉጭ ምንም አይታይበትም ::ምንም በቀለማት ቢደምቅም የተጠቀሙት የከልም ቅብ ደብዛዛ ከመሆኑ የተነሳ በዉስጡ ያለዉን ፀጥስታ እንድንመለከት ይረዳናል ::

ከረጅም ማሳ አጠገብ በሲሚንቶ በተሰራ አንድ ትቦ ውስጥ አንድ ሕፃን ልጅ በውሃ እየተጫወተ በምስሉ ላይ እንመለከታለን። ልጁ ውሃውን ወደፊቱ በመርጨት አወራረዱ እና አወጥጡን እየተመለከተ ያለ ሲሆን፤ በፊቱ ላይ የመጫወት እና የደስታ ስሜት ይነበብበታል።

1 ደረቅ መሬትን ሁለት ሁለት በሬዎችን ከአማረሻ ጋር እየተጣመዱ የሚታገሉ ሰዎች እንመለከታለን። ቀኑን ፀሐያማ ከመሆኑ የተነሳ፤ እንደዚሁ አይተን የሚሰማቸውን የድካም ስሜት መገመት አይከብድም። ነገር ግን ጥንካሬና ስራ ወዳጅነትን ከእነዚህ ሰዎች እናስተውላለን።

ስትስቅ እጅግ የሚያምርባት ፈገግ ብላ በአትክልት ሱቅ ውስጥ የቆመች አንዲት ሴት እንመለከታለን። ሴቲቱ ሌላኛዋ ሴት በሱቁ ውስጥ ያሉትን አትክልትና ፍራፍሬዎች በእጇ ያቀበለቻት ይታያል። ኮፊያ አድርጋለች ከጎኗ ያለችው ሴት ደግሞ ሂጃብ የለበሰች ስትሆን፤ በመካከላቸው ያለውን ንግግር ከፊታቸው አይተን መረዳት እንችላለን።

ብርቱካናማ ቀለም ያላት አንዲት ቀበሮ በምስሉ ላይ ትመለከታለች። ቀበሮዋ በድንጋዮች መካከል የተቀመጠች ሲሆን፤ ጆሮዋን አቁማ ሃሳቧን ሰብስባ በትኩረት እየተመለከተች ትታያለች ። ምናልባትም የምታድነውን ነገር ለመያዝ እያደፈጠች እንደሆነ ለመረዳት ቀላል ነው።

የፖሊስ መለያ የለበሱ 2 ግለሰቦች በምስሉ ላይ ይመለከታሉ። አንደኛው ፖሊስ በእጁ ዱላ የያዘ ሲሆን፤ አረማመዱ ፈጠን ያለ እንደሆነ ከሥዕሉ መመልከት እንችላለን። የአፉ እንቅስቃሴ የፊቱንም ሁኔታ ስንመለከት እየተናደደ ይመስላል።

እጅግ በዛ ብለው ከተደረደሩ የንብ ቀፎች ላይ ማር እየቆረጠ ያለ አንድ ግለሰብ ይታያል። ከሚቆርጣቸው ማሮች ስር በትንሽ ብርጭቆዎች ማሮቹን ሞልቶ ደርድሯቸው እንመለከታለን። ከዚህ ግለሰብ ፎቶው ላይ የሰራውን የልፋቱን ፍሬ የማግኘት የደስታ ስሜት ይነበባል።

እጂግ ታዋዊ የሆኑት እና የተከበሩት ሰአሊ ሎሬት አፈ-ወርቅ ተክሌ ምስሉ ላይ ተመልክተዋል። የተለያየ ቀለማት ያሉት ጥበብ የለበሱ ሲሆን አንገታቸዉም ላይ የተለየ ጌጣጌጥ አድርገዋል። ከፊታቸው ላይ ፈገግታ የተሞላ የደስታ ስሜት የምንመለከት ሲሆን ግርማ ሞገስ ቁመዋል።

በአንድ የከፍታ ዝላይ ውድድር ላይ ያለች አትሌት በምስሉ ላይ ተመልክታለች። አትሌቷ በአየር ላይ ተንሳፈው ወደ ተዘጋጀለት አሸዋ ለማረፍ እየሞከረ ያለች ስትኾን ከፊቷ ላይ አወዳደቋን የፈራች የሚመስል ስጋት ይጠበቅባታል።

አንድ በጣም ቀጭን የሆነች ወንዝ በጨለማ ውስጥ ትመለከታለች። ጊዜው ከመምሸቱ የተነሳ ወንዟን ማየት እጅግ በጣም ከባድ ነው። ጨለማው መምሸትን ፣ ተስፋ መቁረጥ የሚያሳይ ሲሆን ወንዟ ደግሞ ምናልባት መጓዝን ለውጥ መፈለግን የምታሳይ ናት።

አንድ አነስተኛ የውበት መጠበቂያ እቃዎች የተሞሉባት ሱቅ እንመለከታለን ፤ ከወደ ሱቁ ዉስጥ ጥቁር ቲሸር የለበሰች አንድ ፈገግ ያለች ፍንጭት ሴት ምናልባትም ለደንበኛ የምትሰጠዉ ፈገግታ እንደሆነ እንድንገምት ያደርገናል።

በጎንደር የአገዛዝ ዘመን መንግሥት በፋሲለደስ የተሰራው ግንብ በምስሉ ላይ ተመልክቷል። ግንቡ በሁሉም አቅጣጫ ያለምንም መፈራረስ እና መሸራረፍ በምስሉ ላይ የሚታይ መሆኑ ያለውን ጥንካሬና አለመበገሩን የሚያንጸባርቅ ነው።

በርካታ የፖሊስ አካላት ከአንድ ከተነጠፈ ምንጣፍ በግራ እና በቀኝ መሳሪያቸውን ይዘው በተጠንቀቅ ቁመዋል ከምንጣፉ ፊት ለፊት ደግሞ አንድ የአረፈ አውሮፕላን ሲኖር የአውሮፕላኑ በሩ ተከፍቶ ከፊቱ ጥቂት ሰዎች ተደርድረው የሚወርደውን ሰው እየጠበቁ ይመስላል ። በዚህ አካባቢ ላይ የሰፈነውን ፀጥታ ለመረዳት ከባድ አይሆንም ።

የተንጣለለውን የዓባይን ወንዝ በመስኖ ላይ እንመለከታለን። ከውኃው በግራና በቀኝ ረጃጅም ተራራዎች በአረንጓዴ ቁጥቋጦዎች አሸብርቀው ይገኛሉ። ከአካባቢው አረንጓዴነት ስንመለከት ጽጥተው መገመት አይከብድም። ምናልባት በአካባቢው የሚሰማው ብቸኛው ድምፅ የወንዙ እንደሆነ ይገመታል።

አንድ ከነጭ ቆዳ የተሰራ ሶፋ በምስሉ ላይ ይመለከታል። ሶፋው ማረፊያዎቹ እግሮቹ ከእንጨት የተሰሩ ሲሆኑ ረጅም እና ሰፊ ነው። አንደዚሁ ሶፋውን ስናየው ብንቀመጥበት ልናገኘው የምንችለው ዕረፍት እና ስሜት በሚፈጥር መንገድ ተሰርቷል።

ነጫጭ ለብሰው የሚያጨበጭቡ ከመሃል ሆነው ከበሮ የሚመቱ እንዲሁም፤ ደግሞ ለብቻው መሰንቆ እየመታ ያለ ግለሰብ በምስሉ ላይ ይመለከታል። በዚህ ሁኔታ ውስጥ ያለውን የሙዚቃ ስሜት መገመት ከባድ አይሆንም። አብዛኞቹ ፊት ላይ የደስታ ስሜት ይነበብባቸዋል።

እጅግ በርካታ የሆኑ ምግቦች የተደራደሩበት እንድ ረጅም ጠረጴዛ እንመለከታለን የምግቦቹ አይነት ሰፋ ባለ ከሸኽላ በተሰሩ ጣውላዎች የቀረበ ሲሆን ለአይን እጅግ የሚያጎመጅ ለመብላትም አይነት ሂደት አላቸው። ቤቱም ጸጥ ያለ እና ደብዘዝ ባለ መብራት የደመቀ ነው።

እጅግ የሚያስፈራ እይታ ያለው አንድ ጅብ በስእሉ ተመልክቷል። ጂቡ በሁለት ዛፎች መካከል አጮልኮ እየተመለከተ ያለ ሲሆን። በጨለማ እያየ በመሆኑ ዓይኖቹ እጅጋ ያበራሉ። ጅቡ ወደ ሚያድነው ነገር አተኩሮ እየተመለከተና ለመሮጥ እየተዘጋጀም ያለ ይመስላል።

ብዙውን ጊዜ ፍርድ ቤት የምናያት መዶሻ ከመምቻዋ ጋር ፣ከታች መፅሀፍ፣ ከዛ ጎን ደግሞ ብዙ ጊዜ ወንጀለኞችን ለማሰር የምንጠቀምበት ካቴና እንመለከታለን። የሶስቱን አንድ ላይ ማግኘት ካቴናውን የሚያሳስረውም የሚያስፈታውም ህግ እንደሆነ የሚያሳይ ስሜት ይሰጣል።

የዕጣን ማጨሻ ፅና የያዙ አንድ ካህን በቤተ መቅደስ ውስጥ ይታያሉ ፤ ካህኑ ከአንድ ዲያቆን ህፃን እጅ ላይ እጣን ወደ ፅናው እየጨመሩ ያሉ ሲሆን ህጻኑም ዲያቆኑን በመታዘዝ ስሜት ጎንበስ ብሎ እጣኑን እያቀረበላቸው ይታያል። ከጀርባቸውም በምስጋና የተሞሉ በፀሎት የተመሰጡ ሰዎችን እናስተውላለን።

የክረምት በጎ አገልግሎት ለመስጠት የተሰባሰቡ ወጣቶች በምስሉ ላይ እመለከታለሁ ።ክብ ሰርተው ከኋላቸው ተልኳቸውንና ራዕያቸውን የሚገልጹ ታቤላዎችን አስቀምጠው እየተወያዩ ሲሆን ሁሉም በአፅኖት ሰጠው የምትናገረውን ሴት እያዳመጡ ነው።

የወቁትን እህል ለንፋስ በመስጠት እያበጠሩ ያሉት ሁለት ወጣቶችን እንመለከታለን። ከኃላቸው በርከት ያሉ ሰዎች እያያቸው ያሉ ሲሆን ከፊታቸው ፈገግታና ከኃላ ካሉት ሰዎችን ፊት በመነሳት ጨዋታ ላይ እንዳሉ መረዳት እንችላለን።

ከአንድ የውሃ አካል ዳርና ዳር በርከት ያሉ ረጃጅም ቅጠሎች ያሏቸው ዛፎች ይታያሉ። እነዚህን ዛፎች የሚያገናኝ እንደዚሁ ደግሞ በእጽዋት የተሰራ ድልድይ እንመለከታለን። እጅግ ያስፈራል። ውሃን ደፍሮ በእጽዋት ላይ መሻገር የሚሰጠውን ስሜት መገመት አይከብድም። ግን አንድ ግለሰብ በዉሃው ላይ ደፍሮ እየተሻገረ እንመለከታለን።

እጅግ በሚያመር ሁኔታ የተዘጋጀ ገበታ ፊት የተቀመጡ ሁለት ወንድና ሴት እንመለከታለን ሴቲቱ ጥበብ የለበሰች ስትሆን ወንዱ ደግሞ እንጀራውን አንስቶ ሊያጎርሳት ይሞክራል። በሁለቱ መካከል እጅግ ደስ የሚል ፈገግታ ያለ ሲሆን ፍቅርና መተሳሰብ ከፊታቸው ላይ ይነበባል።

በስዕሉ ላይ አንድ መጽሐፍ ቅዱስ እና ከብረት የተሰራ መስቀል ይስተዋላል። የቃሉ ባለቤት የሆነው እግዚአብሔር ህዝብን ያዳነበት መስቀል የድል እና የማሸነፍ ምልክት ሲሆን እንድሁም ደግሞ ሰዎች ለክርስትናቸው የሚቀበሉትን መከራ ያሳያል።

በአንዲት ታንኳ ላይ የተደረደሩ በርከት ያሉ አሳዎችን እንመለከታለን። ታንኳ በባህላዊ አጥማጆች የሚጠቀሟት መጓጓዣ እንደመሆኗ መጠን አሳዎቹ ከባህር የወጥ እንደሆኑ መገመት አይከብድም። ከባህር በመውጣታቸውም ተስፋ መቁረጣቸውን ፣ መሞታቸውን ከፊታቸው መረዳት እንችላለን።

እጅግ በዝተው ከተደረደሩ የጋራ መኖሪያ ቤቶች ፊት ለፊት ያለ ረጅም በጣም ሰፋፊ አስፋልት ይታያል። በአስፋልቱ ግራና ቀኝ ብዙ መብራቶች ቢኖሩም ማናቸውም አልበሩም። ጊዜውም እየመሸ ነው። ጥቂት ሰዎች ደግሞ በአስፋልቱ ግራ ሲራመዱ እናያለን። ጸጥታና ሰላም የሰፈነበት አስፋልት ይመስላል።

በአንድ የቴኳንዶ ውድድር ላይ የሸነፈ ሰው ሰርተፊኬት እየተቀበለ ይታያል። አሸናፊው በወገቡ ላይ ትቁር ቀበቶ ያጠለቀ ሲሆን ሽልማቱን የሚሰጥትም ሰዉየ አረንጓዴ ቢጫ ቀይ ለብሰዋል በሚሸልመዉም ሆነ በሚሸለመው ሰዉየ ፊት ላይ ደስታን እና ጥንካሬ እንመለከታለን።

የግብርና ምርቶችን ወደ ገበያ ማቅረብና ተወዳዳሪ ማድረግ የመንግስትና የባለድርሻ አካላት የትኩረት አቅጣጫ መሆን አለበት።

አንድ ወጣት ሴትና ህጻን ልጅ በጠረጴዛ ዙሪያ ተቀምጠው ይታያሉ። ወጣቷ ሴት እጅግ በሚገርም እይታ ልጅቷን እየተመለከተቻት ነው። ምናልባትም በአነጋገሯ በአኳኋኗ በምታሳያት መልክ የተደነቀች ወይም ደግሞ በስስት አይን የምትመለታት ሁና ትታያለች።

በርካታ የሆኑ ነጫጭ ማዳበሪያ ያላቸው እህሎችን ከመኪና ላይ እያወረዱ ለህዝብ የሚያከፋፍሉ ሰዎች ይታያሉ። በርካታ እናቶች ወጣቶች እና አዛውንትን የምንመለከት ሲሆን በዚህ ዉስጥ ያለውን ሁኔታ መረዳት ከባድ ነው።

ትልቅ ፈገግታ ከፊቷ ላይ የሚነበብ እጓሮዋ ተቀምጣ እህል የምታበጥር ሴት ትታያለች። ከሴቲቱ ጀርባ ወጣ ገባ የሆነ ትልቅ መልክአ ምድር ተራራ ይንፀባረቃል። ፈገግታዋ ደስታዋን ያስተጋባል።

የመስቀል ደመራ በዓል በምስሉ ላይ ተመልክቷል ። ሁለት አባቶች የበራ ችቦ ይዘው ደመራውን ለመለኮስ የሞከሩ ያሉ ሲሆን በፊታቸው ላይ ትልቅ ፈገግታ ይበራል ። ዙሪያቸው የከበቡት ሌሎች አባቶችም የደበውን መብራት በተስፋ እየተጠባበቁ ይታያሉ ።

አራት ሁነው ደብተራቸውን ገልጠው ለማጥናት በሳር ላይ የተደረደሩ ሴቶችን እንመለከታለን። ሁለቶቹ መሬት ላይ አድርገው አንዷ እግሯ ላይ አስደግፋ እየጻፈች ሲሆን አንዷ ደግሞ ከበፊቷ ትልቅ የመሰልቸት ስሜት ይታይባታል። ሌሎቹ ደግሞ ትኩረታቸውን ወደ ደብተራቸው አድረገዋል።

የወጋገን ባንክ ማስታወቂያ በምስሉ ላይ ተመልክቷል። አርቲስት ሰላም ተስፋዬ በፈገግታ ስልኳን ይዛ እየነካካች ማስታወቂያ ፎቶ ላይ ትገኛለች። ማስታወቂያው ላይ ገንዘብ የምናወጣበት ማሽን የሚገኝ ሲሆን ከታች ደሞ ብዙ የብር ኖቶችን እንመለከታለን። ከፈገግታዋ በአገልግሎቱ እንደተደሰተች የሚያሳይ ስሜት ይነበብባታል።

ጭምት ነው ዝምተኛ ነው የምንለውን ሰው ስሜት ቀይረው ከሚያሳዩ እና ከሚያስገርሙን ነገሮች አንዱ ሙዚቃና ጭፈራ ነው በምስሉ ላይ በርከት ያሉ ወንዶች ነጫጭ የሀገር ልብሶችን ልብሰው እጃቸውን እያወዛወዙ በጎጃም የተለመደውን እስክስታ ሲጨፍሩ እንመለከታለን። ከሁሉ ፊት ላይ ደስታ ይነበባል።

በርካታ ሴቶች ተሰብስበው ቡና ይጠጣሉ ቡና ከምታፈዋል ሴት በግራና በቀኝ እንዲሁም በጀርባ ሰብሰብ ብለው እያውሩ ያሉ እንደሆነ ያስታወቃል። ቡና የምታፈላው ሴት በተለየ ሁኔታ ወደ አንዲቷ ሴት በቁጣ ስትመለከት ከምስሉ ላይ እንረዳልን።

እጅግ እረጃጅም የሆኑ ተራራዎች በምስሉ ላይ ተመልክተዋል። ተራራዎቹ በዚህ ሁኔታ ውስጥ ፀሀይና ብርዱን ተቋቁመው መቆየታቸው ጥናታቸውን የሚያሳይ ሲሆን እነዚህ ትልልቅ ሻንዛ የያዙ ሰዎች ደሞ ወደ ተራራው ለመውጣት የጀመሩት ጉዞ ፅናታቸውን የሚያሳይ ነው።

አንድ ቢጫ ተሽከርካሪ ለነጭ ተሽከርካሪ አፈር እየዛቀ እና እያቀበለ ሲሰጥ እንመለከታለን። ይህም የሰጭነትን እና የተቀባይነትን ስሜት የሚፈጥር ሲሆን፤ ሁለቱ ተሽከርካሪዎች ያሉበትን ርቀት እና መቀራረባቸዉን ደግሞ ምን አልባትም አብሮ መስራት የሚል ስሜት ይፈጥራል።

በአንድ በሸክላ የተሰራች ወደ ነጭም ወደ ቀይም በሳህኑ ላይ ትመለከታለች። ከሽሮው አጠገብም ደግሞ በግማሽ የታጠፈች እንጀራ ከአትክልት ጋር ቀርባለች። አቀራርቡ እና የሽሮ ይዘት እየተንተከተክ መሆኑን ለመብላት የመጎምጀት ስሜት ይፈጥራል።

ከአንድ በረንዳ ላይ ቅመማ ቅመም የሚሸጡ እናትን እንመለከታለን። እኒህ እናት ከላያቸው ላይ ሻርፕ ጣል አድርገው ቁጭ ብለው ደንበኛ ለማስተናገድ እየሞከሩ ነው። ከፊታቸው ላይም በእድሜ ያልተበገረ የስራ ፍክር እና ታታሪነትን እናነብባቸዋለን።

በአንድ በሳር በተሸፈነ መሬት ላይ እራቅ እራቅ ብለው ብቅ ብቅ ያሉ ዘባባዎችን እናስታውላለን። ነጫጭ የለበሱ ሰዎች ደሞ ከተራራው ተጠግተው የቆሙ ሲሆን በተራራዎች ላይ ነጫጭ ጉሞችን እንመለከታለን። የቀኑ በደብ አለመንጋት ጠዋት መሆኑ ያለውን እርጋታ የሚያመለክት ነው።

አንድ በመሰራት ላይ ያለ ስቴዲዬም በምስሉ ላይ ተመልክቷል። ስቴዴሙ ገና በመሰራት ሂደት ላይ በመሆኑ በአብዛኛው በአቧራ የተሸፈነ ነው። በዛ ቦታ መሆንም ብዙ ደስታ የሚሰጥ አይመስልም። ነገር ግን በዙሪያው ትልልቅ እረጃጅም ፎቆች ይታያሉ። እነሱ ደሞ ከፍታንና እድገትን የሚያሳዩ ሁነው ተቀምጠዋል።

በቀደምትነት ከሚጠቀሱት የኢትዮጵያ መሪዎች አንዱ የሆኑት አጼ ኃይለሥላሴ በስዕሉ ላይ ይመለከታሉ። አጼ ኃይለሥላሴ በግርማ ሞገስና ኮስተር ብለው ቁመው ከፊታቸው ያለውን በቁመት የሚበልጣቸውን ረጅም ሰውየ ይመለከቱታል። ግለሰቡም በአክብሮት አጎንብሶ ለሳቸው ክብር በሚመጥን መንገድ በጆራቸው ጠጋ ብለው ሲያናግራቸው ይታያል።

ቀያይ እና ነጫጭ የቴኳንዶ ልብሶችን የለበሱ ህፃናት በምስሉ ላይ ይታያሉ። ከፊት የተቀመጡ ሶስት ግለሰቦች ያሉ ሲሆን ህጻናቱም በግለሰቦቹ ፊት ቆመው ትርዒቱን እያሳዩ ነው። እጅግ በሚገርም ጥንካሬ እና በሃይለኝነት እየተገበሩት እንደሆነ ለማወቅ አይከብድም።

በርካታ የፖሊስ አባላት በትከሻቸው ላይ መሳሪያ አስደግፎ በክብር የአርቲስት ማዲንጎ አፈወርቅ አስከሬን እየሸኙ ነው። ከፊት ጥቁር መኪና ያለ ሲሆን ከኋላ ደሞ በርካታ ህዝብ ጥቁር ለብሶ ይከተላቸዋል። ልክ እንደለበሱ ጥቁር ቀለም አብዛኛው የአካባቢ ሁኔታ ሃዘን የነበረበት ነው።

አንድ ቀዝቀዝ ያለ ክፍል በምስሉ ላይ ተመልክቷል። በጣራው ላይ ለየት የሉ ክብ ቅርጽ ያላቸው አምፖሎች የተሰቀሉ ቢሆንም ብርሃናቸው ግን በክፍሉ ውስጥ ያለውን ጨለማ ማሸረፍ አልቻለም። በክፍሉ ዉስጥ ሁለት ወንዶች ብቻ ቆመው የምንመለከት ሲሆን እንድዚሁም ፎቶውን በማየት በቤት ዉስጥ የሰፈነውን ጽጥታ መረዳት እንችላለን።